በዚህ በምስሉ ላይ የምንመለከተዉ ትወና ላይ የንጉስ ወንበር ወይም ዙፋን ላይ ተቀምጦ የሚተዉነዉ ተዋናይ የየትኛዉን የአገራችን ንጉስ ይመስላል?

ይህ በምስሉ ላይ የምንመለከተው የገና ወይንም የልደት በአል ጊዜ የሚደረግ ባህላዊ ጨዋታ ነው።